በምስሉ ላይ የምንመለከተው እንግዲህ ትልቅ የሆነ ህንፃ ይታያል በሚያምር ሁኔታ የተሰራ ሆቴል ይመስላል እንዴ እንደሚታየው ሰዎች ተቀምጦ ትኩረት አርገው ለመዝናናትና አየር ለመቀበል የሚሆን ቦታ ይመስላል።

በምስሉ ላይ የምንመለከተው እየተጋገረ ያለ ዳቦ ነው። እንደሚታየው በምድጃው ላይ ነው እየተጋገረ ያለ። እና በጣም ጣፋጭ የሚመስል ዳቦ ነው። ክብ ዳቦ ነው እንደሚታየው።

በምስሉ ላይ እንደምናየው አንድ ልጅ በጣም ተመስጦ ትኩረቱን ሰብስቦ ልብስ በመስፋት ላይ ይገኛል። እንደምናየው ጥበቦች ናቸው ያሉት ቤቱ ዉስጥ።

በምሥሉ ላይ የምንመለከተዉ አንድ ወጣት ካሬታ አድርጎ ቆሻሻ እየደፋ ያለ ይመስላል። እንደሚታየው መንገድ ላይ እየሄደ ነው። ኮብል ስቶን መንገድ ላይ እየተራመደ ያለ ይመስላል።

በምስሉ ላይ የሚመለከታቸው ሰዎች እንዲህ ሳት አጠገብ ተሰብስበው በጣም በሚያምር ሁኔታ ተቀምጠው እንዲህ ልጁ ደግሞ ማሲንቆ እየመጣታላቸው እየዘፈኑ እያለ ይመስላል። ተመስጠው ያዳምጡ ነው እነሱ።

በምስሉ ላይ የምንመለከተው ሁለት የመሰናክል እሯጭ ሴቶች በጣም በምአስገርም ሁኔታ መስናክሉን ስዘሉት የሚያሳይ ምስል ነው

በምስሉ ላይ የምንመለከተው እንግዲህ ሰዎች ወይም አርሶአደሮች ተሰብስበው በጣም በቃ ተግተው እየሰሩ ነው ወይም እየቆፈሩ ይታያል ። እንደሚታየው ትኩረታቸው ሙሉ ስራቸው ላይ ነው ። በጣም ትኩረት አርገው እየሰሩ ።

በምስሉ ላይ የምንመለከተው አንድ አስፈሪ የሚመስል ነብር ነው። እንደሚታየው ምላሱን አውጥቶ በጣም በሚያስፈራ ሁኔታ ነው ወደ ካሜራው እያየ የሚታየው ተቀምጦ ነው የሚውለው።

በምስሉ ላይ የምንመለከተው የመፅሐፍ ሽፋን ነው ።እንደሚታየው ዶክተር አሸብር እና ሌሎችም ይላል። የአንበሳ እና የትልቅ ሴትዮ ምስል ይታያል።

በምስሉ ላይ የምንመለከተው እንግዲህ የድሮ የተነሳ ምስል ይመስላል ፤ ሰዎች መሳሪያ ይዘው አንዳዶቹ በአግራሞት እያዩቸው ነው ፤ እነሱም ደስተኛ የሆኑ ይመስላሉ እየመኮሩት ያሉት።

በምስሉ ላይ የምንመለከተው ከድንጋይ የተሰሩ በጣም በሚገርም ሁኔታ የተሰሩ ቤቶችን ነው። እንግዲህ ላያቸው ደሞ ከሳር የተሰራ ይመስላል በጣም በሚያስገርም ሁኔታ የተሰሩ ናቸው እንደሚያሳየው።

በምስሉ ላይ የምንመለከተው የሸንኮራ አገዳ ምስል ነው እንደሚታየው በጣም የሚያማምር በጣም ኩሪል የሆነ የአገዳ ምስል ነው:: ላይላዩን እንደሚታየው አረንጉአዴ ነው ::

በምስሉ ላይ የምንመለከተው የገበያ ማእከል ውስጥ ያሉ ይመስላሉ ሰዎቹ፤ ወይም ባዛር ውስጥ ያሉ ይመስላሉ። የተለያዩ ልብሶች ጠረንጴዛ ላይ ቀምጠዋል ፣ ሰዎቹ ፈገግ ብለው እየመረጡ ይታያሉ።

በምስሉ ላይ የምንመለከተው የጥርስ መፋቂያ ሲሆን፤ እንደሚታየው ከእንጨት የተሰራ ነው፤ በጣም የሚገርም ነው ። ምክንያቱም በጣም ነው የሚያጸዳው። እንደምታዩት ነጭ ቀለም አለው።

በምስሉ ላይ የምንመለከታቸው በጣም ትንንሽ የሆኑ ያልተለመዱ መኪናዎች ናቸው ፤ ተደርድረዋል እንግዲህ በተለያየ ቀለም በቢጫ እና በሰማያዊ ፤ ታክሲ ይመስላሉ።

በምስሉ ላይ የምንመለከተው የልብስ ማጠቢያ ማሽን ነው ። እንደሚታየው ሳምሰንግ ይላል ። አዲስ የኤሌትራክ ማሽን እንደምታዩት።

በምስሉ ላይ የምንመለከተው የአሸዋ የግብይት ይመስላል። እንደሚታየው አረንጓዴ ፣ በነጭ እና በቢጫ ቀለማቶች የተዋበ ማስተዋወቂያ ነው።

በምስሉ ላይ የምንመለከተው ሰውየ እንደሚታየው ጸረ-አረም እየረጨ ይገኛል። የሚያምር የሆነ አካባቢ ላይ እንግድህ አረሞች እንዳይበቅሉበት አትክልቶቹ እንዳይበሉበት እና እንዳይበላሹበት ጸረ-አረም እየረጨ ይገኛል።

በምስል ላይ የምንመለከታት ሴት እንጀራ እየጋገረች ትገኛለች። እና ትኩረቷ ዛሬ አድርጋ እያዞረች ትገኛለች ። በመብራት የሚሠራ መጋገሪያ ነው ምጣዱ ደግሞ።

በምስሉ ላይ የምንመለከተው እንግዲህ አንድ ሰውዬ የህክምና ባለሙያ ጋር ሂዶ የአጥንት ህክምና እየተሰጠው ይመስላል ። እንደሚታየው እንግዲህ ትኩረቱን አድርጎ ሰውዬውም ስራውን እየሰራ ነው ።

በምስሉ ላይ የምንመለከተው በጣም ሚያምር አስፓልት ይታያል። አጠገቡም በጣም ሚያምሩ መብራቶች አሉ ። እንደሚታየው መሀሉ ደግሞ የተለያዩ ተክሎች ተተክለውበት እና መብራት ተደርጎበት በጣም የተዋበ አካባቢ ነው ሚታይ ።

በምስሉ ላይ የምንመለከታት ቆንጆ የሆነች ሴት ሹሩባ ተሰርታ፣ የተለያዩ ማስጌጫወችን አድርጋ እና ፊቷን የተለያዩ የፊት ማስዋቢያ ተቀብታ የተነሳችው ምስል ነው።

በምስሉ ላይ የምትመለከቱት የቪቫ ሶፍት ማስታወቂያ ወይም የላይኛው ሽፋን ነው፤ በጣም ለስላሳ ሶፍት ነው።

በምስሉ ላይ የምንመለከተው የጂቲ ኮሌጅ አርማ ነው ። እንደምናየው በሰማያዊ እና በነጭ በቀይ ቀለማቶች ያሸበረቀ ነው የተዋበ ነው። የፋሲል ግንብም ምስልም ይታያል ውስጥ ላይ በጣም ሚያምር እና ሚያስጨንቅ ግንብ እንደሆነ ይታወቃል ።

በምስሉ ላይ የምንመለከተው አባይ ሁለት የተባለ መርከብ ነው ፤ እንግዲህ እንደምትመለከቱት በጣም የሚያምር እና ዉብ የሆነ መርከብ ነው።

በምስሉ ላይ የምንመለከተው ድልድይ ላይ የተሰራ የባቡር ሀዲድ ነው ። ባቡሩ እየሄደ ይታያል። ላለመደው ሰው በጣም አስደንጋጭ ሚመስል ነገር ነው ሲታይ ። በጣም አስገራሚ ደግሞ በኢንጅነሪንግ በኩል ሲታይ በጣም አስገራሚ የሆነ ስራ ነው ።

በምስሉ ላይ የምንመለከታቸው ሰዎች እንግዲህ እንደሚታየው ቃል እየገቡ ይመስላሉ በጣም ትኩረት አድርገው እና ከልባቸው በሚመስል ሁኔታ እጃቸውን ወደላይ አድርገው እያነበቡ ቃል እየግቡ ነው ለሰዉ::

በምስሉ ላይ የምንመለከታቸው ሰዎች ትኩረታቸውን ሰጠው እንደሚታየው እንግዲህ እርሻው ላይ ወይም መኮትኮት ላይ ይገኛሉ። እንግዲህ አካባቢው እንደሚታየው በጣም አረንጓዴ የሆነ አካባቢ ነው። ሰዎቹም በብዛት ስራቸውን እየሰሩ ነው።

በምስሉ ላይ የምንመለከተው እንግዲህ የቲያትር እየተካሄደ ይገኛል ፤ እንደሚታየው የቴዎድሮስን የሚወክል ተቀምጧል ሌሎች ደሞ አገልጋዮቹ አሉ።

በምስሉ ላይ የምንመለከታቸው የኢትዮጵያውያን ሴት ሯጮች ናቸው እንዲሁ ትኩረታቸውን ሰብስበው ሩጫ እየሮጡ ወይም ትሬኒንግ እየሰሩ ያሉ ይመስላሉ ወይ ውድድር ላይ ናቸው ።እንደሚታየው አረንጓዴ ቢጫ ቀይ የሆነ ልብስ ለብሰው ነው ትሬኒንጋቸውን እየሰሩ ያሉ ።

በምስሉ ላይ የምንመለከተው ከአማራ ሚዲያ ኮርፖሬሽን የተላለፈ ዜና ሲሆን ሰዎች እንግድህ ስለትምህርት በሚደረግ ውይይት ላይ ትኩረታቸውን ሰጥተው እያዳመጡ ያሉ ሰዎች ይታያሉ።

በምስሉ የምንመለከተው ቡና ለማፍላት የሚጠቅሙ ጀበናዎች ሲሆን በጣም ቅርጣቻው ሚያስገርም እና ሚያምር ሁኖ የተሰራ ጥቁር ቀለም ያላቸው ጀበናዎች ይታያሉ እንግዲህ እናቶች ቡና ለማፍላት ይጠቀሙታል ።

በምስሉ ላይ የምንመለከተው እንግዲህ ከትልቅ አዉሮፕላን ትልቅ ባለስልጣናት እየወጡ ይመስላሉ ፤ ወታደሮች ቁመው በትኩረት ለሰላምታ ተዘጋጅተዋል ፤ መሃሉ ላይ ደሞ ባለስልጣኖች የሚሄዱበት መንገድ ተዘጋጅተዋል ማለት ነው።

በምስሉ ላይ የምንመለከታቸው እንግዲህ ምርጫ እየመረጡ ያሉ ይመስላሉ ሴቷ ህፃን አዝላ እየመረጠች ነው እንደሚታየው በትኩረት ሰውዬው ደግሞ ስራውን እየሰራ ያለ ይመስላል ። ሌሎችም ሰዎች ማስክ አድርገው በትኩረት ቁመዋል ።

በምስሉ ላይ የምንመለከታቸው ሰዎች በጣም ሀዘን ላይ ያሉ ይመስላሉ። እያለቀሱ ይታያሉ የሞተባቸው ሰዎች ያለ ይመስላል እንደሚታየው እንግዲህ ቦታው የአደጋ የደረሰበት አካባቢ ይመስላል።

በምስሉ ላይ የምንመለከተው ቀይ ቀበሮ ነው። እንደምታዩት በጣም የሚያምር እንስሳት ነው ከጀርባው ደግሞ በጣም ትልቅ የሆነ ተራራ ይታያል ፤ያለበት ቦታም ኮረብታማ መሆኑን ማየት እንችላለን።

በምስሉ ላይ የምንመለከተው የእንቅስቃሴ ማድረጊያ ወይም ደግሞ የስፖርት ቤት ነው። እንደሚታየው ሰዎች የደከማቸው ይመስላሉ በጣም እየለፉ ያሉበት እንቅስቃሴ በጣም የደከሙ ይመስላሉ አብዛኞቹ ደክመዋል በጣም የሚያምር ቤት ነው።

በምስሉ ላይ የምንመለከታቸው ሰዎች የሙዚቃ ምስል ውስጥ ያሉ ይመስላሉ እንግዲህ እንደሚታየው እየጨፈሩ ወይም እየዘፈኑ ነው። ባህላዊ ልብስ ለብሰዋል እንደሚታየው።

በምስሉ ላይ የምንመለከተው በባህር ዳር ከተማ እየተሰራ ያለ የ ኮሊደር ልማት ነው ። እንግዲህ በሚያምር ሁኔታ የሰው መንገድ ነው መራመጃ በሚያምር ሁኔታ የተሰራ ነው። በጣም የሚያማምሩ ናቸው ።

እዚህ በምስሉ ላይ የምንመከታቸው ህጻናቶች እንግዲህ ሃይማኖታዊ ልብስ ለብሰው፣ ኮፍያም አድርገው ይታያሉ። ፈገግ ብለው ወደ እየተመለከቱ ቆንጆ የአለባበስ ልብስ ለብሰው ይታያሉ።

በምስሉ ላይ የምንመለከተው እንግድህ በጣም በሚያምር ሁኔታ የተነሳ ምስል ነው። እንደሚታወቀው ጀልባዎች አሉ። አካባቢው በጣም አረንጓዴ ነው። እንግድህ ባህሩም በጣም የሚያምር ነው።

በምስሉ ላይ የምንመለከታቸው በጣም ያማሩና የተዋቡ ቤት ማጌጫዎች ናቸው። ሞሶብ ይታያል እንደሚታየው በጣም በሚያስገርም ሁኔታ እና በሚያስደስት ሁኔታ እና በሚያስደንቅ ሁኔታ የተሰሩ ስራዎች ናቸው።

በምስሉ ላይ የምንመለከተዉ "ከቃል እስከ ባህል" በሚል መሪ ቃል የባህርዳር ከተማ አስተዳደር የብልፅግና ፓርቲ ያዘጋጀዉ ኮንፈረስ ጉባኤ ነዉ። እንደሚታየዉ ባለስልጣኖች በትኩረት እያደመጡ እንዳለ ያሳያል በምስሉ ላይ።

በምስሉ ላይ የምንመለከተው ከኢቢኤስ ቴሌቪዥን የተወሰደ ዜና ነው። በሎሳን ጀለስ በተፈጠረው ሰደድ እሳት የኢትዮጵያውያን ህይወት ማጣትን ተከትሎ የተዘገበ ዜና ይመስላል።

በምስሉ ላይ የምንመለከተው በጣም በመብራት ያሸበረቅ እና በጣም ያማረ ከተማ ነው እንግዲህ አረንጓዴ ቦታዎች አሉበት የሚያማምሩ ህንጻዎች ያሉበት ቦታ ይመስላል።

በምስሉ ላይ የምናየው እንግዲህ ሁለት ወንድ እና ሴቶች የባህል ልብስ ለብሰው በጣም በፈገግታ የተለያዩ ይገኛሉ። እንደሚያታየው በጣም የሚዋደዱ ነው የሚመስሉት።

በምስሉ ላይ የምንመለከተው ሞዛይክ ህትመት እና ማስታወቂያ በሚል የተሰራ ማስታወቂያ ልጥፍ ነው እንደሚታየው እንግዲህ በባህር ዳር ቅርንጫፍ ነው።

በምስሉ ላይ የምንመለከታቸው ሰዎች እንግዲህ የአድዋ በአልን እያከበሩ ነው ።እንደሚታየዉ ፈገግ እያሉ ሌሎችም ተመልካቾች አሉ አክተሮችም አሉ። በመደነቅ እያዩ ነው ተመልካቾች ።እንደሚታየው የአፄ ምኒልክን አለባበስ ለብሰዉ ፊት ለፊት ፈገግ እያሉ ይታያሉ።

በምስሉ ላይ የምንመለከተው ማንጎ ፣ጁስና በብርጭቆ የሰረገ ማንጎ ጁስና ማንጎው ተቆራርጦ ይታያል። ጣውላ ላይ ተቀምጦ ነው የሚታዬው። በጣም ጣፋጭ ይመስላል በሚያምር ሁኔታ የተቆረጠ ማንጎ ነው።

በምስሉ ላይ የምንመለከታቸው ሰዎች እንግዲህ እናቶች ናቸው እንደሚታየው ፊትለፊት ያለችው በፈገግታ እንግዲህ ምክር እየተቀበሉ ይመስላሉ። ሌሎቹ ደግሞ በአትኩሮት እያዳመጡ ያሉበት ምስል ነው።

በምስሉ ላይ የምንመለከተው አንዲት ሴት ፀጉሯን ተሠርታ የጆሮ ጌጥም አድርጋ ነው ።የለበሰችው ልብስ ላይ የድመት ምስል እንዳለ ይታያል። ደረጃ ላይ ተቀምጣለች።

በምስሉ ላይ የምናየው የዱር እንስሳቶች ናቸው። ግን ፍየል አይደሉም። የዱር እንስሳዎች ናቸው። እንደሚታየው ሳር እየጋጡ ነው። አረንጓዴ አካባቢ ቦታ ላይ ነው ያሉት።